በምስሉ ላይ የደብረታቦር ዩንቨርስቲ አርማ ይታያል። በአርማው ላይ ከሚገኙት ነገሮች መካከል የስንዴ ዘለላ፣ መጽሃፍ እና አጼ ቴዎድሮስ ያሰሩት ታዋቂው መድፍ ነው። ከዚህ መድፍ ጋር በተያያዘ በተለየ የምናስታዉሰዉ ነገር ምንድነው?

በተለመደችው ባህልዊ የቡና ሲኒያችን ውስጥ የሚታይ ጠቆር ያለ ቡናና ጤናዳም በውስጡ ተደርጎበት እንመለከታለን። አብዛኞቻችን ይህንን ለሆነ በሽታ ማስታገሻነት እንተቀምበታለን። ከዚህጋ ተያይዞ የምታስታውሱት ህመም ምንድን ነው?

በአረንጓዴ መደብ ከላይ ያለው ቲሸርቱ የተሰራ ሲሆን ሁለት ነጫጭ እና አንድ ቢጫ መስመር ያቁዋርጠዋል። ከታች የጥበብ ሽርጥ እንዲሁም ደሞ ከላይ ነጠላ ነገር ጣል ተደርጎ፣ እንጨት በእጃቸው ይዘው የሚለብሱት የባህል አለባበስ ነው። ይህ የምን ብሄር አለባበስ አይነት ነው።?

ድምፅ ማጉያ ብዙ ግዜ ሰዎች በተሰበሰቡባቸው እና ተናጋሪው ድምፁን ለሁሉም ማድረስ በማይችልባቸው አካባቢ የሚጠቀመው ነው። ከድምፅ ማጉያ ጋ በተያያዘ ብዙ ግዜ የማትወዱት በመደረክ ላይ ያለ ሰው ሲጠቀሙት እናንተ የማትወዱት አጠቃቀም የትኛው አይነት ነው?

አንድ በጣም ትልቅ የሆነ መርከብ ትልቅ በሆነ ውሃ ባህር ላይ ተንሳፎ እንመለከታለን። ብዙዎቻችን መገመት እንደምንችለው እንደዚህ አይነት የመርከብ ጉዞዎች በጣም የሚወደዱ ናቸው። በእንደዚህ አይነት ትልቅ የሆነ የመርከብ ጉዞ ላይ ተመስርቶ ብዙ ተወዳጅነት ያገኘው ፊልም ምን ይባስ?

በሀገራችን ያሉ ብዙ ብዙ ብሄር ብሄረሰቦች የራሳቸው የሆነ ባህላዊ አመጋገብ አላቸው። እንጀራን ጨምሮ ብዙ የምንታወቅበት በአለም ደረጃም ታዋቂ ያደረጉን የምግብ ዓይነቶች አሉ። ከነዚህም መካከል ጥህሎ አንዱ ነው። ጥህሎ በየትኛው የሀገራችን ክፍል የተለመደ ምግብ ነው?

በምስሉ ላይ የምንመለከተው አንድ የከንፈር ማቅለሚያ በተለያየ ሶስት ከለር ባለችው ሴቶች ላይ ተተግብሮ የተለያየ አይነት ውጤት ሲያመጣ እናያለን። ከዚህም አን ነገር እንኳን ቢሆን ወደራሳችን አምጥተን ስንተገብረው የተለያየ አይነት ውጤት እንደሚኖረው እናያለን። ከዚህ በመነሳት ዘመናዊነትን እንደት ይገልጹታል?

በጥሩ ሁኔታ ከቀረበ ምግብ ፊት ለፊት አንዲት ወጣት ሴት ቡና ይዛ እየቀዳች ይታያል። ከቡናው ጋር አብሮ የእጣኑ ሽታ እንደዚሁ ከፎቶ ላይ የሚሲተጋባ ሆኖ ይታያል። ብዙ ግዜ የቡና አቀራረብ ስንመለከት ወደ ጭንቅላታችን የሚመጣው ምንድነው?

የተለያዩ ሰዎች በባህል ልብስ አጊጠው ባንዲራ ለብሰው ጥሩምባ ይዘው እየነፉ ሲሄዱ ይታያል። ብዙ ጊዜ እንደዚህ አይነት ሁኔታዎችን በተለያዩ ብሔራዊ በአላቶች ውስጥ የማድረግ የተለመደ ነው። የትኛው ብሔራዊ በአል በተለየ ሁኔታ በእደዚህ አይነት ሁኔታዎች ማድረግ የተለመደበት?